እነዚህ እፅዋቶች ሾው ያላቸው እፅዋቶች ሲሆኑ ፤ ከእነዚሁ ውስጥ አንዱ ቁልቋል ነው። ቁልቋል አብዛኛውን ጊዜ በቆላማ ቦታዎች የሚገኝ ሲሆን፤ ይህም ለአጥርነት መትከል ይቻላል እንዲሁም ደግሞ ፍሬው በሚበልስበት ጊዜ ለምግብነትም እንጠቀመዋለን።

በዚህ ምስል ላይ ምንመለከተው ውስጥ ያለ አስፓልት መንገድ እንዳለ ነው ያስፈልግ መንገጃ ተያይዞ በጣም ብዙ የሆኑ የመብራት ፖሎች እንደምንመለከታለን

የተለያዩ ስራዎችን መመዝገራሳቸውን ህይወት ሲሆን ከእነዚህም እንጀራ ማስቀመጫ ደግሞ ትንሽ የሚሆነው ሰዎች እንደመስማት እንዲሁም በመሸጥ የሚመሩ

ይህ የግብርና ስራ በማሽን የደረሱ አዝመራዎችን ወይም ደግሞ የተሰበሰበ መሆን የምናይበት ነው ይባላል ይህም የደረሱ ሰብሎችን ያለምንም ማባከን የምንሰበስብበት ነው።

በምስሉ ላይ የምናየው አረንጓዴ ተራራማ ቦታ እንዲሁም ከተለያዩ ነገሮችን የመከላከል የተሰራበት ቦታ ነው ከታች ደግሞ ስድስት ሰዎች እናያለን።

ይህች በመስሎ ላይ የምንመለከታት ህፃን ባህላዊ ልብስ ወይም በነጭ የተሰራ ልብስ እንደለበሰች ስታያለች እንዲሁም ከአንገቷ ላይ ከዛጎልና ከተለያዩ ጌጣጌጦች የተሰራ ጌጣጌጥ እንዳሠረች ትታየናለች።

በምስሉ ላይ የምናያቸው ተማሪዎች ሲሆኑ አንድ አይነት ዩኒፎርም ወይም የደንብ ልብስ ለብሰው በትምህርት ቤታቸው ጋ የተለያዩ ፕሮግራሞችን እያከናወኑ ይገኛሉ።

ይህ ሕጽዋት አብዛኛውን ጊዜ በረገ ረጋማ ቦታዎች የሚበቅል ሲሆን ዶቅማ አየተባል ይጠራል። በፍሬው በሚበስልበት ጊዜ ወደ ጥቁር የሚቀየር ነው። አሁን ላይ የምናየው ፍሬ ገና በመብሰል ላይ ያለ ፍሬ ነው

ይህ በምስሉ ላይ የምናየው የዉሃ ግድብ ነው ይህ የውሃ ግድብ ብዙ ጥቅሞች አሉት። ከእነዚህ መካከል የመብራት ሀይል እንዲመነጭ ለማድረግ ለማመንጨት ጥቅም ይውላል።

ከመሰረተ ልማት ውስ አንዱ የሆነው የውሃ አገልግሎት ሲሆን ይህም የቧብንቧ ውሃ እንደሆነ እናያለን። የፃነፍ እየጠጡን ደግሞ እየታጠቡ እዳለ የመናይበት ነው።

ይህ መረብ ሲሆን የአሳ ማጥመጃ መረብ ነው። በዚህ አሳ ማጥመጃ መረብ ውስጥ በጣም ብዙ አሳዎች ውስጥ ላይ እንደገቡ ይታየናል ይህም ስራ በጣም ብዙ ኢኮኖሚ ሊያስገኘ የሚችል ስራ ነው።

ምንፀማዎች ሚከርጨማዎች ይባላሉ ለያቸው ከቆዳዊ የተሰረ ሲሆን ታች ደግሞ ከሰራይ ተሠራ ጨማኖ መንፀማዎች ማሰሪያእንዳ ነቻው ናለም

በምስል ላይ የምናያው የጎመን ታክል ሲሆን ጎመን በጣም ብዙ ጥቅሞች አድጅ ከእነዚህ ማክን ለበሽ ተመከላከር የጠቅማን እና ከጎመኑ መህል ደግሞ የቆመ ሰውታይናል።

በምስሉ ላይ የሚናያቸው የጌጣጌጦች አብዛኛው ጊዜ ሴቶች ለመዋዊነት የሚተገምባቸው ናቸው እነዚህ የጠጌጦች የአብዛኛን ጊዜ የሚሰሩት ከብር ከነሐስ እንዲሁም ደግሞ ከወርቅ ነው ።እነዚህም የጀሮ ፣የከራስ ላይ የሚደረግ እንዲሁም የአንገት ናቸው።

በምሱል ላይ የምናተው ሰዎች በኋላዊ አለባበ ስለብሳው እንዲሁም ደግሞ ሸመሊ ይዘው የጨፈሩ እንዳንላይ የሚያሳይነው ይጭፈራ አብዛኛውን ጊዜ በሰርግ እንዲሁም በጥንቀት ባህል ላይ የሚደረግ የጭፋራ አይነት ነው፡፡